ሀብሃብ የዱባ ዘር የሚመስል ከዱባ ጋር የሚመሳሰል ሲሆን ሰዎች በጣም የሚወዱት እና ውስጡ ላይ በጣም ቀይ የሆነ ነገር ያለውና ሲበሉት በጣም ጣፋጭ የሆነ አትክልት ነው::

መጓጓዣ ሰዎችና እቃዎች ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱበት ዘዴ ነው። ተሽከርካሪዎች ደግሞ ይህንን እንቅስቃሴ የሚያከናውኑ መሳሪያዎች ናቸው።

በዩኒቨርስቲ ውስጥ የሚሰጠው የኮምፒተር ሳይንስ ትምህርት በአሁኑ ሰዓት በጣም ብዙ ሰዎች የሚወዱትና መማር የሚፈልጉት የትምህርት ክፍል አድርጎታል ይህ የትምህርት አይነት በኢትዮጵያ በአሁኑ ሰዓት በጣም ብዙ ሰወች...

የፋሲል ግንብ በኢትዮጵያ ውስጥ በጥንት ጊዜ በአጼ ፋሲል ዘመን የተገነባ ግንብ ሲሆን በኢትዮጵያ ትልቅ ሚና አለው። ለቱሪዝም መስህብነትም እያገለገለ ይገኛል። ይህ ግንብ በጎንደር ከተማ ይገኛል።

ካሜራ ከኤሌክትሮኒክስ ምርቶች ውስጥ አንዱ ሲሆን የተለያዩ ደንነትን ለመጠበቅ ይረዳል ። ይህ በትምህርት ቤቶች ላይ ገጥሞ ተማሪዎች ደህንነታቸው እንዲጠበቅ

በአሁኑ ሰዓት በጣና ላይ የሚደረጉ ጉዞዎች የተለመዱ ሆነዋል። ጣናን አቋርጠዉ የሚሄዱ ወደ ዘጌ እንዲሁም ደግሞ ወደ ተለያዩ የጣና ደሴቶች ሰዎች ይጓዛሉተ

ስራ ማለት ጠቃሚና ለሰወች አስፈላጊ የሆነ ነገር ነው። ለምሳሌ፦ ዶክተር ማለት ሰወችን ማከምና ትሪት ማድረግ...እ... ዶክተር በጣም አስፈላጊና ወሳኝ ነገር ነው።

ሳይክል እንግዲህ ቀለል ያለችና ደስ የምትል ለመጓጓዣነት የምንጠቀምበት መጓጓዣ ናት። ትንሽ እርቀት ላለው የምንጠቀምበት ሳይክል በጣም ወሳኝና አስፈላጊ ነው።

መኮረኒ በጣም ጣፋጭ እና ተወዳጅ ምግብ ነው እሱም በጣም ብዙውን ጊዜ በከተሞች በሆቴሎች በተለያዩ ትናንሽ ምግብ ቤቶች የሚገኝ ምግብ ነው እሱም በማህበረሰቡ ዘንድ ተወዳጅ እና ጣፋጭነትን ያገኘ ምግብ ነው መኮረኒ::

የሱፐር ማርኬት ምርት ለምሳሌ፦ ከስፐር ማርኬቶች የሚናገኛቸው የተለያዩ ዕቃዎች አሉ። ለምሳሌ፦ ምግብ አስቤዛ እንዲሁም የተለያዩ...

ማጭድ ገበሬዎች እህላቸውን አምርተው ለመሰብሰብ የሚጠቀሙበት ነው ። ማጭድን ተጠቅሞ እንደ ጤፍ ያሉ እህሎችን ለመሰብሰብ ፣ ለማጨድ ፣ ሳርን ለማጨድ እና ለመሰብሰብ ይጠቀሙበታል ። ማጭድ የግብርና እቃ ።

የአብዱኪያር ሙዚቃ እንግዲህ በጣም በዘመኑ ተወዳጅ እና ተወዳጅነትን ያተረፈ ሙዚቃ ነዉ። ብዙ አልበሞች አሉት የአብዱኪያር በጣም ተወዳጅነትን እና በብዙ ዘንድ ተደማጭነትን እድሉን አግኝቷል።

በኢትዮጵያ ዉስጥ ለመኖሪያ ቤት የምንጠቀመው ከእንጨት እና ከጭቃ ጣሪያው ደግሞ ከቆርቆሮ የሚሰራ ሲሆን፤ ይህ በኢትዮጵያ ዉስጥ ለመኖሪያ ቤት ከምንጠቀማቸው የቤት አሰራር ዘዴዎች አንዱ ነው።

ሀገራችን ውስጥ የእደ ጥበብ ምርቶች በጣም የሞሉ ናቸው። የሸክላ ራ የተለያዩ የጥበብ ምርቶችን ያቀርባሉ። በመጠቀም የተለያዩ ቅርፃ ቅርፆችን በመስራት የሀገራችንን ባህል ያስተዋወቃሉ።

ወንድ ልጆች ወንድ ልጆች ማጥቆሪያን ተጠቅመው ራሳቸውን ማጥቆሪያ መዋቢያን ተጠቅመው ፀጉራቸውን ለማጥቆር ይጠቀማሉ ። ማጥቆሪያ ፀጉርን ለማጥቆር እና ነጭ ፀጉርን ለማጥፋት ይረዳል ።

ብስክሌቶች ለአጭር ርቀት ጤናማና ለአካባቢ ተስማሚ መጓጓዣ ናቸው። ሞተር ሳይክሎች ደግሞ ፈጣንና ተንቀሳቃሽ ናቸው።

ፋሽን በሀገራችን ውስጥ ቅርብ ጊዜ የተዋወቀ ሲሆን ያለባበስ ስነ ስርዓት የልብስ ጌጦች እንዲሁም አሁን በልብሶች ላይ የሚታዩ ጌጦች ፋሽን እንላቸዋለን። ፋሽን ለሃገራችን አዲስ ነው።

በባህር ዳር የሚገኘው ፋሽን ግቢ ይህ ፋሽን ግቢ ተማሪዎችን በፋሽን ምሕድስና የሚያስተምር ሲሆን የሀገሪቱ ትልቅ እና ወሳኝ ሚና ተብሎ ከሚታሰቡ ኮሌጆች መካከል ነው::

ሰዎች በአሁኑ ሰዓት ፕሮግራሚንግ ትምህርትን እየተማሩ ይገኛሉ። በአሁኑ ሰዓት መንግስት በመደበኛ ትምህርት ቤቶች ውስጥ የኮምፒዩተንግ ትምህርትን አብሮ አካቶ ፕሮግራሚንግል ለመስጠት እየሞከረ ነው።

ቱሪዝም በሀገራችን ውስጥ ወሳኝ ቦታ ያለው ፣ በጣም ትልቅ ነገር ነው ። ኢትዮጵያ የተለያዩ ቅርስ ባለቤቶች ስለሆነች በጣም በቱሪዝም የምትታወቅ ሀገር ናት ። የሚታወቁት ሀገር ውስጥ አንዷ ናት ። ስለዚህ ለኢትዮጵያ ቱሪዝም ዋና የገቢ ምንጯ ነው ።

የአትክልት ዘር የሆነው ማንጎ በጣም ጣፋጭ ና ተወዳጅነትን ያገኘ ከአትክልትና ፍራፍሬ ዉጭ ውስጥ አንዱ ምንጎ በጣም ተወዳጅና በተለይ የማንጎ ጭማቂ በጣም ከጊዜ ወደ ጊዜ ተወዳጅነትን እያገኘ..

የቤት እቃ የሆኑ ጠረጴዛ ሰዎች ቁጭ ብለው እና ቀጥ ብሎ ቲቪም የተለያዩ ነገሮችን ለመመገብ እንዲሁም ለተለያየ ነገር የሚገለገሉትን ምቾትን ለመፍጠር የሚረዳ ነው።

የኢትዮጵያ አርማ የተለያዩ አረንጓዴ ፣ቢጫ፣ ቀይ እና በመሀሉ ላይ ኮከብን የያዘ ሲሆን፤ ሁሉም የየራሳቸው ምልክት አላቸው። አረንጓዴ ልምላሜን ቢጫን ሲያሳይ ቀይ ደግሞ የአገሮቹ የአባቶቻችን አንድነትና ጀግንነት የሚያሳይ ምልክት ነው።

በአገራችን ዉስጥ ሜዳዎች ወይም ለጥ ያሉ አካባቂዎች ላይ ሰዎቹ ለመዝናናት እንጠቀምበታለን። ሜዳዎቹን እንደ መዝናኛነት ከድሮ ጀምሮ ጊዜ እስከ አሁን እየተጠቀምናቸዉ እንገኛለን።

ምስማር እንግዲህ እንጨቶችና እንጨቶችን ለማያያዝ የምንጠቀምበት ነው ። እሱም ብዙ ጊዜ የቤት መስራያችና ግንባታ የምንጠቀምበት በጣም ጠቃሚ የሆነ መሣሪያ ነው ምስማር እንግዲ በጣም አስፈላጊ ነው እንደሃገር እንዳለማቀፍ አቀፍም ደረጃ።

ጋዜጣ እንግዲ በጣም አስፈላጊ እና በአሁኑ ሰአት አዳዲስ ነገሮችን የቆዩ ታሪኮችንና የምናቅበት እንግዲህ የጋዜጦች የተለያዩ መረጃዎችን ለማግኘት የሚጠቀምበት ነው ጋዜጣ።

ማንቆርቆሪያ ማንቆርቆሪያ በቤት ዉስጥ የምንጠቀምበት ዕቃ ሲሆን ዉሃን ቀድቶ ለማጕጕዝ ይጠቅማል:: ማንቆርቆሪያ በኢትዮጵያ ዉስጥ በጣም በቤት ዉስጥ ከምንገለገልባቸው እቃዎች ዉስጥ አንዱ ነው::

ሀና ግርማ ሀና ግርማ ሙዚቃዎች እንግዲህ እንዴት የተባለው አሁን በዘመኑ በጣም ብዙ ድምፃዊ ከሚባሉ ሰዎች እንግዲህ አንዷ ናት ሀና ግርማ ገራሚ የሆነች ድምፃዊ ነች ለሀገራችን።

የአብነት ትምህርት እንግዲህ በትልቅ የሃይማኖት አባቶችና በትላልቅ ሰወች የሚሰጥ ትምህርት ነው እሱም ለሰው ልጅ ወደ መንፈሳዊ አለም ለመዞር የሚወስደው ትምህርት በጣም ወሳኝና አስፈላጊ ትምህርት ነው የአብነት ትምህርት።

ዜና የሀገርን ፖለቲካዊ እና ማህበራዊ ነገሮች ለማህበረሰቡ የሚዘገብበት ነው ።

ወንበር በቤት ዉስጥ ለመቀመጫነት የምንገለገልበት የቤት እቃ ነው። ወንበር ከቦታ ወደ ቦታ እያንቀሳቀስን እንዲሁም ደሞ አንድ ቦታ ላይ አድርገን ፤ ሰዎች ተመቻችተው እንዲቀመጡ የሚያደርግ ነው።

የክርስትና ሃይማኖት፣ የእስልምና ሃይማኖት በአገራችን ውስጥ ከሚታወቁ ሁለቱ ሰፊ ተከታይ ህዝብ ካላቸው ሃይማኖትዎች ውስጥ ናቸው። እነዚህ የኢትዮጵያ ዘጠና በመቶ እዝጎ ይሸፍናሉ።

ታክሲ እንግዲህ ከቦታ ቦታ ለመንቀሳቀስ የሚረዳን ተሽከርካሪ ነው ይህም እንግዲህ ከተማ ከተማ ከቀበሌ ቀበሌ ከአንድ ቦታ ወደቦታ የምንጠቀምበት ነው። አስፈላጊና ወሳኝ ናት።

የኤሌክትሪክ መሰረታዊ የአገልግሎት በኢትዮጵያ እየተስፋፋ የተለያዩ ግድቦች ለምሳሌ አባይ ግድብ የኤሌክትር አገልግሎት ለማስፋፋት የግድብ አገልግሎት ነው።

በአሁኑ ሰዓት ኢትዮጵያ ውስጥ ወታደሮች ህግን በማስከበር ውስጥ ከታማ ገብተው የተፈጥሮ አለመግባባቶችን በመፍታት ላይ ናቸው።

የግብርና ሥራ በሀገራችን ዉስጥ ለሀገራችን ትልቅ ገቢ ከሚያስገኙ የስራ አይነቶች አንዱ ነው:: ግብርና በኢትዮጵያ ሰማንያ በመቶ ሕዝብ ግብርና ተጠክሞ እንደሚተዳደር ይታመናል:: ግብርና ለኢትዮጵያ ዋልታ ነው::

ባጃጅ ከቦታ ቦታ ለመንቀሳቀስ የምታገለግለን በጣም ጠቃሚ መጓጓዣ ነች ።እንግዲህ በሀገራችን ቀለል ያለች እና ደስ የምትል ብዙ የማታንዛዛ መጓጓዣ እንግዲህ እንግዲህ እንደ ሃገር እና እንደ አለም አቀፍ ደረጃ በጣም ወሳኝ ነች። በተለይ በከተማ

በሀገራችን ውስጥ የጥበብ ልብስ ባህላዊ ልብስ ሲሆን የጥበብ ልብስ ሰወች ማንነታቸውን ለመግለጽ የሚጠቀሙበት ነው። ይህን የጥበብ ልብስ ከጥጥ የሚሰራ ሲሆን, በቤት ውስጥ የሚመረት ነው።

መጽሐፍ በጣም ጠቃሚ የሆነ ነገር ነው ለሰዎች መረጃዎችን እውቀቶችን እንዲሁም ብዙ ጠቃሚ የሆኑ ነገሮችን ለማግኘት አስፈላጊ ነው። ለምሳሌ ከመሀፎች ውስጥ ፍቅር እስከ መቃብርን፣ ዴርቶጋዳ ምናምን የተለያዩ መፅሀፎች አሉ በጣም ወሳኝ።

በሀገራችን ውስጥ ለየት ለየት ያሉ የቤት አሰራር ዘዴዎች ሲኖሩ በኢትዮጵያ ውስጥ ብቻ የሚገኙ የቤት አሰራር ዘዴዎችም አሉ። ደቡባዊ ክፍሎች ውስጥ ያሉት የቤት አሠራር ዘዴዎች ለየት ያሉና በጣም ውቦች ናቸው።

ኮካ እንግዲህ በሀገራችን በጣም አንዱ እና ዋና የመጠጥ አይነት ነው። እሱም ሰዎች እየተጠቀሙት የሚገኝ ኮካ ነው ።በጣም ደስ የሚል እና ጥፋጭ የመጠጥ አይነት ነው። እንግዲህ በሀገራችን በጣም ተወዳጅነትና አግኝቷል።

የኢትዮጵያ መለያ ባንዲራ ለአገሪቱ ትልቅ ከአገሪቱ ትልቅ ግምት ከምሰጣችሁ ነገሮች ውስጥ ነው። ይህ አረንጓደና ቢጫ እና ቀይ ቀለም ሲኖረው ሁሉም የየራሳችሁ መለያና መገለጫ አላቸው።

ሰሀን እንግዲህ የቤት እቃዎች አንዱ ነዉ። በጣም የምንጠቀምበት ለምግብ መብያ የተለያዩ ነገሮችን ለማስቀመጥ ብዙ ብዙ የምንጠቀምበት ሰሀን በከተማም የምንጠቀምበት ነዉ።

አትክልትና ፍራፍሬ ማለት ለሰው ልጆዎችና ወሳኝ የሆነ አያስፈለጊ ናቸው እሱም ሀገራችን ኢኮኖሚ በጣም ወሳኝ ነው።

በደቡባዊ ክፍል ያለው የኢትዮጵያ ተፈጥሮአዊ ክፍሎች አካባቢዎችን ለየት የሚል ነገር አላቸው ከዓመት እስከ ዓመት ዝናብ ያገኛሉ። በትንሹ ከስምንት ወር እስከ አስር ወር ዝናብን ያገኛሉ። ይህ አካባቢው ለምለምናት በአትክልት ያማረና የተዋበ እንዲሆን አድርጎታል።

እና በአሁኑ ሰአት ህዝቡ ስለ ፖለቲካ ያለው አመለካከት እየወረደ ነው። ይህ የሆነበት ምክንያት በሀገሪቱ ላይ ሰላምና መረጋጋት እየመጣ አይደለም። ከጊዜ ወደ ጊዜ በፖለቲካ የተነሳ ሀገሪቱ ሰላሟን እያጣች ትገኛለች።

የደን መጨፍጨፍና የአፈር መሸርሸር በተፈጥሮ ላይ የረጅም ጊዜ ተጽዕኖ የሚያሳድሩ የሰው ልጅ እንቅስቃሴዎች ናቸው።

ማኮሮኒ: ከፓስታ ዓይነቶች አንዱ ሲሆን በትንንሽ ጎንበስ ጎንበስ ያሉ ቱቦዎች ቅርጽ ይታወቃል። በተለያዩ ሶሶች ይቀርባል።

ተፈጥሮና አካባቢ ማለት ለምሳሌዎች ሰፈርን እና አካባቢ ለማስዋብ የሚጠቅሙ እና በተለይ ከሙቀት ከተለያዩ ነገሮች ለመዳን የሚጠቅሙ ናቸው። ለምሳሌ እንደ ማንጎ የተለያዩ ነገሮች እነሱ።

የህክምና አገልግሎት ለሰው ልጅ ከሚያስፈልጉት መሠረታዊ አገልግሎቶች ውስጥ ሲሆን ዶክተሮች የህክምና አገልግሎት ይሰጣሉ። የመሠረታዊ የህክምና አገልግሎት በአሁኑ ሰአት በገጠር ከተሞች እየተስፋፋ ይገኛል።

ሞባይል ከኤሌትሮኒክስ ስልኮች ውስጥ አንዱ ነው ። አሁን ለምሳሌ ድምፃችንን እየቀዳን ለእናንተ የምንልክበት ስልካችንን ወይም ኤሌትሮኒክስ እቃችንን ተጠቅመን እና የኤሌትሮኒክስ እቃዎች ለብዙ ነገሮች ያገለግላሉ ።

ማኅበራዊ ሚዲያ ማለት ለሰዎች ለመዝናኛ እና ለተለያዩ ነገሮች የሚጠቅም ነው ። ለምሳሌ ቲክቶክ ሰዎችን ለማዝናናት እንዲሁም የተለያዩ መረጃዎችን ለመልቀቅ ጠቃሚ እና አስፈላጊ ነገር ነው ። በተጨማሪ ደግሞ ከቲክቶክ በተጨማሪ ዩቲዩብ ቴሌግራም የተለያየ ።

አሁን የትንሣኤ በዓል እየደረሰ ስለሆነ የኢትዮጵያ ህዝብ ወደ እስራኤል ጉዞ ያደርጋሉ ምክንያቱም የትንሣኤ በዓልን በማሰብ ሰዎች ከኢትዮጵያ ወደ እስራኤል ጉዞ ያደርጋሉ።

በባህርዳር ላይ በአሁኑ በቅርብ ሰዓት የተመረቀዉ በዶ/ር ዓብይ የተመረቀዉ ትልቁ ድልድይ በኢትዮጵያ የመጀመሪያዉ ትልቁ ድልድይ በመሆን ተመዝግቧል።

በሰሜናዊ የኢትዮጵያ ክፍል የሚገኘው የሰሜን ተራራ የተፈጥሮ ክፍል ተፈጥሮ አካባቢ ለቱሪዝም መስህብነት የምንጠቀመው ትልቅ ቦታ ነው ፤ ይህ ቦታ በሀገራችን ውስጥ ሰፊው ፓርክ ነው።

መቀስ ሀገራችን ውስጥ ነገሮችን ለመቆራረጥ የምንጠቀምበት ነው። መቀስን ተጠቅመን ልብሶችን በተለያየ ቅርጽና ድዛይን ለመስራት ያገለግላል። በቤት ውስጥ ከምንገለገልባቸው እቃዎች ውስጥ ይመደባል።

የሱሪ ፋሽን እንግዲህ በአሁኑ ሰአት እየተስፋፋ ያለ ፋሽን ነው። የሱሪ ፋሽን የሱሪ ጅንስ ፋሽን በጣም እየተስፋፋ ያለ ፋሽን ነው እንግዲህ ብዙ ሰዎች ፋሽን እንለብሳለን እያሉ ብዙ ነገር እያወጡ ነው እንግዲህ የሱሪ ፋሽን በጣም ገራሚ ገራሚ ፋሽኖች ያሉበት

ከአትክልትና ፍራፍሬዎች ዘርፍ የሆነው ቲማቲም ለብዙ ነገር የሚያግለግል ፍሬ ነው። ይህ የቲማቲም ፣አትክልት ለሰዎች ምግብ ለማጣፈጫነት ይጠቀሙበታል። ቲማቲም ድልህ ተብሎ ታሽጎ ይሸጣል።

ቤት፤ መኖሪያ ቤት ለመጠለያነት የምንገለገለው፣ በሃገራችን ከጭቃ፣ ከብሎኬት እንዲሁም ከተለያዩ ነገሮች የሚሰራ፣ በሃገራችን ውስጥ የቤት አሰራር የድሮ ዘመን ከሳር።

ተኩላ እንግዲህ በጣም ጎጂ እና አሳሳቢ አውሬ ነች ፤ ለፍየሎችና ለበጎች አደጋ የምትሆን አውሬ ነች የዱር እንስሳት ነች እሷ በጣም በገጠርማ አካባቢዎች ገበሬዎች ጎጂ ናት።

አቮካዶ ከአትክልት አይነቶች አንዱ ሲሆን ስጋን ይተካል ተብሎ ይታሰባል። ይህ ለህጻናቶች እና ለትላልቆች ጠቃሚ የሆኑ ነገሮችን ንጥረነገሮችን እናገኝበታለን።

ጎፈሬ እንግዲህ የጸጉርስታይል በሀገራችን የተለመደ የጸጉር ስታይል ነው። ብዙውን ጊዜ ወደ ወሎ አካባቢ የሚገኝ ብዙ ጊዜ ጸጉራቸውን አጎፍረው ወይም ነቅሰው ከምክመው እናያቸዋለን። ይህ በጣም ለማስዋብ ብለው ጸጉራቸውን ይከመክማሉ።

ይህ ባህር ዛፍ ብለን የምንጠራው በሀገራችን ውስጥ በስፈት እየተተከለ ያለና የምንጠቀምበትና ለማገዶነት የሚውል በኢትዮጵያ በአፄ ሚኒሊክ ዘመን ከውጭ ሀገር በጫማቸው ዝርያውን እንዳስገቡ ይዘው ሲነገር ይሰማል ።

በፖሊ ግቢ ስንኖር ተማሪዎች ለመዝናናት እና ለመናፈስ በጣና ዳርቻ ባሉት ሆቴሎችና ማረፊያዎች በመሄድ ይዝናናሉ ይህም ተማሪዎች ከተጨናነቁበት ቦታ እንድወጡ ይረዳቸዋል።

ሰዎች ቤታቸውን በአሁኑ ሰዓት ማስጌጥን ተያይዘውታል ቤትን የተለያዩ ጌጣጌጦችን በመጠቀም እያስጌጡ ነው ለምሳሌ ኳርትዝን በመጠቀም ቤትን ኮርኒሶችን ለማስዋብ ሰዉ ይደክማል ይለፋል ይህ ለሰው ትልቅ ደስታን ይሰጣል።

አዲስ ዜና እንግዲህ የተለያዩ አዳዲሶች በውሎ ቢያንስ በሰዓት በሰዓት የሚሆኑ ነገሮችን በሚቀሩበት በአዲስ ዜና እንግዲህ እንለዋለን አዲስ ዜና በጣም ጠቃሚ እና ወሳኝ ነው። ሰዎች ከደረጃ እንዳይርቁ የሚያገለግል ነው።

በክርስትና ሃይማኖት የተለያዩ ባህሎች ሲኖሩ የጥምቀት ሃይማኖት በኢትዮጵያ በስፋት ከሚከበሩት የሃይማኖት በአላቶች ውስጥ አንዱ ነው። የጥምቀት በአል የሚከበረው በጥር ወርህ ነው።

በአሁኑ ሰአት ወደ ገዳም የሚደረጉ ጉዞዎች የተለመዱ ናቸው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ስለደረሰ ይህንን በማስመልከት አማኞች ወደ ገዳማቶች ይጓዛል።

ቴሌግራም በስፋት ከምንጠቀማቸው ሶሻል ሚዲያዎች አንዱ ነው። ይህ ማህበራዊ ሚዲያ ቴሌግራም በአሁኑ ሰአት በጣም ከፍተኛ የሆነ ተጠቃሚን አግኝቷል።

በኢትዮጵያ ውስጥ የተፈጥሮ አቀማመጡ የኢትዮጵያ የተፈጥሮ አቀማመጥ ለዬት ያለና ለሀገሪቱ ትልቅ ውበት የሚሰጥ ነው። ኮረብታማ የሆነ የኢትዮጵያ የመሬት አቀማመጥ ሀገሪቱ በወንዝ ሀብት የበለፀገች እንድትሆን አድርጓታል

አውሮፕላን እንግዲህ በጣም ታዋቂ መጓጓዣ ነው ። እሱም ከሩቅ ከአንድ ቦታ ወደ ሌላ ቦታ ለመጓጓዣነት የምንጠቀምበት አውሮፕላን እሱ ነው እንግዲህ አስፈላጊ ወሳኝ ነው እሱ ።

የአብነት አጎናፍር ሙዚቃ በጣም ተወዳጅ እና ጥሩ ድምጻዊ ነው አብነት አጎናፍር እንግዲህ እንደሚታወቀው እንግዲህ በጣም አዝናኝ ሙዚቃዎች አሉት በሀገራችን ከድሬ ነው የሚገኘው ሰውየው አመተምህረት

አነጋጋሪ የሆነው አራዴድደራም ማስታወቂያ በኢትዮጵያ ውስጥ ትልቅ እይታን ያገኘ ነው። ይህ ማስታወቂያ በአንድ ብር ተዘጋጅቶ የቀረበ ሲሆን በጣም ብዙ ትኩረትን መሳብ ችሏል።

በዩኒቨርስቲ ውስጥ የሚገኙ ምግብ ቤቶች ለተማሪ የተለያዩ አገልግሎቶችን ይሰጣሉ። በዩኒቨርስቲ ውስጥ የተለያዩ ምግብ ቤቶች ሲኖሩ ተማሪው ቅልል ባለ ዋጋ የምግብ አገልግሎትን እንዲያገኙ ይረዳል ይህ ለተማሪው ጥሩ እድል ነው።

ሴቶች የውበት መዋቢያን ይጠቀማሉ ሎሽን እንዲሁም ደግሞ ሌሎች የውበት መሳሪያዎችን ተጠቅመው እራሳቸውን ውብ እና ማራኪ አድርገው ለመታየት ይጠቀማሉ ሴቶች ይህን ነገር በመጠቀም።

በሀገራችን ውስጥ ቡና ቤቶች በጣም ትልቅ ግምት ከሚሰጣቸው ውስጥ ናቸው። በጣም የሀገራችን ቡና ወዳጅ ስለሆኑ ቡና ቤቶች በየቦታው እንዲስፋፉ ምክንያት ሆኗል። በኢትዮጵያ ውስጥ ቡና መመረቱ ምክንያት

ዶሮ እንግዲህ ከቤት እንስሳቶች ውስጥ አንዷ ናት እሷም በጣም ጠቃሚ በጣም ማለትም እንቁላልን የሚባለውን ምርት የምትሰጠን ጠቃሚ የቤት እንስሳ ነች አስፈላጊና ወሳኝ እንቁላል እንግዲህ እንደሚታወቀው በጣም ወሳኝ ነው ለሰው ልጅ እሷም ዶሮ የምትባል እንስሳት ነች።

መሰረተ ልማት የምንለው ልክ እንደ መንገድ፣ ውሀ ፣መብራት ያሉ ለሰው ልጅ መኖር ወሳኝ ሚና ያላቸው ናቸው። መሰረተ ልማቶች በኢትዮጵያ ውስጥ በአሁኑ ጊዜ እየተስፋፉ ይገኛሉ። በአሁኑ ሰዓት በጣም ብዙ መንገዶች እየተሰሩ ናቸው ።መንገድ እንዲሁም የተለያዩ ነገሮች።

የኢትዮጵያ አርማ በአሁኑ ሰዓት በማህል ላይ ኮኮብ ያለው ሲሆን የኢትዮጵያ ብሄር ብሄረሰቦችን እና አንድነት የሚያሳይ ነው። ይህ የኢትዮጵያ አርማ ለኢትዮጵያ ትልቅ ምልክት ነው ።

በሀገራችን ስፔሻል የሆነ መጠጥ አለ እሱም ጠላ እንለዋለን ። እሱም በሀገራችን ውስጥ የሚዘጋጅ መለስተኛ የሆነ የአልኮል መጠጥ ሲሆን በሀገራችን ውስጥ ወሳኝ ሚና እና ትኩረት ያለው

ማንቆርቆሪያ በሀገራችን በጣም ጥቅም ላይ የሚዉል የቤት እቃ ነዉ። እሱም ጠላዎችን እየከፈሉ እንዲሁም ለሰዎች እየዞሩ ለማረግ የምንገለገልበት የጠላ ማረጊያ ወይም ማንቆርቆሪያ ብዙ ጊዜ በገጠሮች አካባቢ የተለመደ ነዉ።

ዋርካ በሃገራችን ውስጥ ከሚገኙ ዛፎች ወይም እጽዋቶች መካከል አንዱ ነው ። ይህ በጣም ትልቁ እና ግዙፉ እፅዋት ነው በኢትዮጵያ ውስጥ ለዋርካ ትልቅ ግምት ይሰጣል ።ለምሳሌ ጃን ተከል ዋርካ ።

የጥላ ስር የጥላ ስር እንግዲ ሁል ጊዜ ለመዝናኛና ለመናፈሻነት የምንጠቀምበት ነው። እሱም የተለየ የዛፍ ጥላዎቻ የማንጎ ጥላዎች የተለያዩ የሚም እነዚህ ጥላዎች ለመዝናኛነት እና ለመናፈሻ የምንጠቀምባቸው ናቸው። ብዙ ጊዜ ከተሞች አካባቢ የተለመዱ ናቸው።

መጠጦች ውስጥ መካከል ለምሳሌ ቢራ ለሀገራችን ወሳኝ የሆነ ነገር ነው ለምሳሌ የተለያዩ ሰዎች ብዙ ሰዎች የሚጠቀሙት የመጠጥ አይነት ነው እሱም ለአገራችን ጠቃሚና አስፈላጊ የሆነ ነገር ነው ቢራ እንዲሁም ሌሎች መጠጦች አሉ።

በሀገራችን ዉስጥ ፖሊሶች ህግን በማስከበር ወሳኝ ሚና ያላቸዉ ሲሆኑ በከተሞች መካከል የሰዎችን ግጭት በመፍታት እንዲሁም ደግሞ አላስፈላጊ ነገሮች ሲፈጠሩ ወደ ፍርድ ቤት ያቀርባሉ።

ባህል በሀገራችን ውስጥ ትልቅ ግምት የሚሰጠው ሲሆን በሀገራችን ውስጥ ጥበብ እና ባህል በጣም ትልቅ ሚና ቦታ አላቸው። ለምሳሌ ባህል የዓመት በዓሎች ስርዓት ያለባበስ ስነ ስርዓቶች አመጋገቦች እንዲሁም ሌሎች

አብዛኛው የኢትዮጵያ ማህበረሰብ በግብርና ስር የሚተዳደር ነው ። ሰማንያ በመቶ የሚሆነው የኢትዮጵያ ህዝብ በግብርና ይተዳደራል ተብሎ ይታመናል ። ይህ የኢትዮጵያ ዋልታ የሆነው የኢትዮጵያ ገበሬ ለኢትዮጵያ ብዙ ጥቅሞች አለው ።

የአድዋ ታሪክ በኢትዮጵያ ትልቅነት ከሚሰጣቸው በዓሎች ታሪኮች ውስጥ ይሆን የአድዋ ታሪክ ለኢትዮጵያ በጣም ትልቅ ቦታ ለአፍሪካም ትልቅ ቦታ አለው የአድዋ ታሪክ ለኢትዮጵያ እና ለአፍሪካ ትልቅ ምልክት አለው የተፈፀመውም

ዶቅማ እንግዲህ ከዕፅዋቶች ውስጥ አንዱ ነው። እሱ እንግዲህ በጣም ተወዳጅ ነው ።ፍሬው በጣም ጣፋጭና ብዙ ጊዜ የሚጠቀሙት የዱር አራዊቶች ማለትም የዱር እንስሳቶች እነዚህ ጦጣ የሚባሉ እነሱ የሚጠቀሙት ሲሆን ፍሬውን እና በጣም ተወዳጅና ደስ የሚል ዛፍ ነው።

የላሊበላ ታሪክ በሀገራችን ታዋቂ እና በሀይማኖቶች በመንፈሳዊ ጉዳዮችም ታዋቂ የሆነ ታሪክ አለዉ። ላሊበላ እንግዲህ እሱ የሚገኝ በወሎ አማራ ክልል የሚገኝ ላሊበላ።

በሀገራችን ኢትዮጵያ ቡና ቤቶች እና ምግብ ቤቶቸ ትልቅ ዋጋ ያላቸዉ ተቋሞች ናቸዉ። ትናንሽ ተቋሞች ናቸዉ። ቡና ቤቶች ምግብ ቤቶች ትናንሽ ሆነዉ ለሰዎች የምግብ አገልግሎት እና የመጠጥ አገልግሎቶችን በመስጠት ይታወቃሉ።

በአሁኑ ሰአት የኢትዮአሜሪካ ፖለቲካ በሌሎች ሀገሮች ፖለቲካዋ ላይ ተጽዕኖ እያደረገ ይገኛል ይህ ፖለቲካ በጣም እየተስፋፋ እና አሜሪካ የሁሉ የበላይ እንድትሆን አድርጓታል።

የስፖርት ዜናን አሁን ሁኑ እያዳመጡ እገኛለሁ የስፖርት ዜና ማዳመጥ ከሚያስደስት ውስጥ አንዱ ነው። የስፖርት ዜና በጣም ደስ የሚል እና ብዙ ጥቅም የሚገኝበት ነው። የስፖርት ዜና በእኛ ህዝብ የሚወደድ ነው።

ቡና ቤት በኢትዮጵያ ውስጥ ትልቅ ግምት ከሚሰጡ ቦታዎች ናቸው። ቡና ቤት ማለት ቡናን የሚሸጥበት ቦታ ነው። ሰዎች በጣም ለቡና ያላቸው ሱስ ከፍተኛ ስለሆነ ቡና በኢትዮጵያ ላይ እየተስፋፋ ነው።

ሰዎች ቤትን ለማስጌጥ ቀለምን እንድሁም ደግሞ ኳርትዝ የሚባሉትን ተጠቅሞ ቤታቸውን ለማስጌጥ ይሞክራሉ። ሰዎች ቤታችሁን ከማነቃበት በአሁኑ ሰአት እየተለመደና እየተስፋፋ የመጣ ነገር ነው።

ኮካ መጠጥ እንግዲህ ደስ የሚልና ተወዳጅነት ያገኘ መጠጥ ነው እንደ ሀገራችን እንደ አለም አቀፍ ደረጃ ብዙ ሰዎች እንግዲህ እየተጠቀሙት የሚገኝ ተወዳጅነትን ያገኘ መጠጥ ነው እንዲህ ኮካ በጣም አስፈላጊና ወሳኝ ነው እሱም

የህል መፍጫ ማሽን የሆነው ወፍጮ በኤሌክትሪክ ሀይል እንዲሁም ደሞ በነዳጅ የሚሰራ ሲሆን በኤሌክትሪክ ሀይል የሚሰሩ ነዳጆች በከተሞች ላይ ሰዎች እህላቸውን ለመፍጨት የሚጠቀሙበት ይህው ማሽን በኢትዮጽያ ውስጥ በጣም

ቤት ወይንም መኖሪያ ቤት ለሰው ልጅ ወሳኝ የሚባል ነገር ሲሆን ልክ እንደመጠለያ የምንገለገልበት ነው በኛ በሀገራችን ውስጥ ቤቶች በእንጨት በጭቃ እንድሁም በቆርቆሮ እንሰራለን።

የእስልምና ሃይማኖት በኢትዮጵያ እንዲሁም ሌላ ከፍተኛ ቁጥር አላቸው ተብሎ የሚታሰብ የምደባል የእስልምና ሃይማኖት በኢትዮጵያ ውስጥ ከክርስትና በመቀጠል በሁለተኛ ደረጃ የህዝብ ቁጥር ይከተለዋል።

በገቢያ ቦታ እንግዲህ የተለያየ ሰዎች ገበሬዎች እና የተለያዩ ነጋዴዎች ተገናኝተው የሚገበያዩበት ቦታ ነው እንግዲህ ገብያ ቦታ ማለት የተለያዩ የገበሬ ምርቶች መለዋወጥ እና ብሩን መለዋወጥ የተለመደ ነው በግብይት።

ከአትክልት ዘር የሆነዉ ማንጎ በጣም ተወዳጅነት እና ጣፋጭ የሆነ ነዉ። ይህ ለማንጎ ጭማቂ እንዲሁም ለተለያዩ ነገሮች ለመስራት ያገለግላል። ሰዎች በጣም ከሚወዱት አትክልት ዉስጥ አንዱ ነዉ።

መጋዝ ወይም መመገዣ የምንለው የእንጨት መቁረጫው ማለት ኘው። እሱ እንግዲህ አንድ ዋና መስሪያ መሳሪያ ነው እሱም ቤቶችን ለመስራት የተለያዩ እንጨቶችን ለመቁረጥ የብዙ ብዙ ጥቅም እምናውለው ነው እንግዲህ።

የቤትና የዱር እንስሳት በሀገራችን የቤት እንስሳቶች ለምሳሌ በሬ፥ ላም፥ ፍየል፥ እንዲሁም ውሾች ናቸው። የተለያዩ አገልግሎቶችን የሚሰጡ ፤ ለምሳሌ ውሻ በጣም ቤት በመጠበቅ የሚታወቅ እንስሳ ነው።

ትምህርት በደርግ ግዜ በጣም በስፋት የተስፋፋ በደርግ ግዜ መሠረተ ትምህርት ተብሎ ለጎልማሳ እና ለህፃናቶች በገጠራማዎች አካባቢ ትምህርት ለማደረስ ይሞክር ነበር። ለኢትዮጵያ ትልቅ አስተዋፅኦ አበርክቷል።

ፓልከር እንግዲህ የተለያዩ ጎላ ያሉ ሁፎችን ለመጻፍ ለመፃፍ የምንጠቀምበት የህፈት መሳሪያ ነው በጣም አስፈላጊ ነው ብዙን ጊዜ በመስሪያ ቤቶች እና በተለያዩ ትምህርት ቤቶች ተማሪዎች የሚጠቀሙበት ነው ፓልከር።

ሙዚቃ ለኢትዮጵያ የተለያዩ ጥቅሞችን ሲሰጥ የበላይ ዘለቀ ሙዚቃ በላይ ዘለቀን ለመውሳት እና የሱን ዝናዎችን ለማስታወስ ሀገር በወኔ የተሞላች እንድትሆን ለማድረግ ይረዳል።

የቅርጫት ኳስ በኢትዮጵያ ተወዳጅ ከሆኑት ኳሶች ዉስጥ አንዱ ቢሆንም በእግር ኳስ ልክ አይደርስም። እግር ኳስ በጣም በሰፊ ተወዳጅ የስፖርት አይነት ይህ የስፖርት አይነት በኢትዮጵያ ለረጅም ጊዜ እንደተወደደ ቆይቷል።

በኢትዮጽያ የባህላዊ ሙዚቃዎች በጣም ትልቅ ግምት የሚሰጣቸውና ለሀገራችን ትልቅ ሚና ያላቸው የሀገራችንን ማንነት ሁኔታ የቀድሞ የነበረችበትን ይዘት ያሳያሉ።

ማስታወቂያ በቲቪ እንዲሁም በግድግዳዎች ላይ ተለጥፎ በቲቪ ደግሞ ተስተላልፎ ሰዎችን ለማሳወቅ የምንጠቀመው ነው። ምርቶችን እንዲሁም ደግምሞ የስራ ምአስታወቂያ እንዲሁም የምርት ማስታወቂያዎች አሉ።

ውሃ ማቆር እንግዲህ አንዱ ግብርና ነው እሱም ውሃን አቁሮ የተለያዩ መስኖዎችን የተለያዩ ለቤት የሚሆኑ ውሃዎች ሊሆኑ ይችላሉ እነዚያን አቁሮ በቀላል ዘዴ ለመጠቀም የምንጠቀምበት አንዱ የግብርና ዘዴ ነው።

የተለያዩ የቤት ቅባቶች የጸጉር ቅባቶች የፊት ቅባቶች እንግዲህ ብዙ ለመጌጥ ስንል ለመዋብ ስንል የምንጠቀማቸው ጌጣጌጦች ናቸዉ ብዙውን ጊዜ አሁን በስፋት እየተጠቀምናቸው ይገኛሉ በሀገራችን።

የእስፖርት ዜና እንግዲህ የተለያዩ አዳዲስ እስፖርቶችን የእግር ኳስ የእሩጫ እንዲሁም ብዙ የእስፖርት ዜናዎች የሚቀርቡበት አውታር ነው የእስፖርት ዜና እንግዲህ ወሳኝና አስፈላጊ ዜና ነው ነው የስፖርት ዜና።

የብረት ቅጥቀጣ ስራ በኢትዮጵያ ውስጥ በጣም ጥሩ ላይ የነበረ ሲሆን በአሁኑ ሰዓት ግን ሰዎች ብረት ቀጥቃጭ ሰራተኞችን በማሸማቀቅ እና አትን በማለት ከገቢያ እያስወጧቸው ይገኛል።

አፄ ቴዎድርስ እንግዲህ ከኢትዮጵያ መሪዎች አንዱ ታላቅ እና ገናና የሆኑ መሪዎች ናቸው። ለሀገሩ ሲል እንግዲህ አንገቱን ሰጧል። አፄ ቴዎድሮስ በጎንደር ቋራ ከተማ የሚገኙ አፄ ቴዎድሮስ በጣም ገራሚ ንጉስ ናቸው።

ተፈጥሮ እና አካባቢ በተፈጥሮ ወይንም በራሳቸው የተገኙ ሲሆኑ እጽዋቶች የመሬት አቀማማጦች ደግሞ መልከአምድር ስነስራቶች ናቸው።

ቡና እንግዲህ በጣም አነቃቂ ሳቢና ማራኪ የሆነ መጠጥ ነው የመጠጥ እንግዲ በሀገራችን በኢትዮጵያ በጣም የተለመደ መጠጥ ነው እሱም እንግዲህ ለሀገራችን ኢትዮጵያ ቱሪስት መስብ እንዲሆን ያገለግላል።

በሀገራችን ውስጥ በጎጃም አካባቢ የሚገኝ ባህል ለየት ለየት ያሉ ሲሆኑ በጎጃም ውስጥ የአመጋገብ ስነስርዓቱ እንድሁም ደግሞ ሌሎች ሌሎች ለየት ያሉ የአመጋገብ ስነስርዓቶች ሲኖሩ ማህበረሰቡን የቀድሞ ማንነቱን ይገልፃሉ።

ሸቀጣሸቀጥ ምሮቶችን ከሱፐር ማርኬት ገዝቶ መጠቀም በትላልቅ ከተማዎች ውስጥ የተለመደ ነው። ሱፐር ማርኬቶች በአሁኑ ሰዓት በባህር ዳር የተለያዩ ሱፐር ማርኬቶች ይገኛሉ። የሸቀጣሸቀጥ ምርቶችንም ያስገኛሉ።

አትክልትና ፍራፍሬ ምግብ የተለያዩ ጥቅሞች ሲኖረው ለሰዎች የበሽታ መከላከል አቅምን ይጨምራል ፤ አትክልትና ፍራፍሬን መመገብ ሰዎች በሽታን እንዲከላከሉ ይረዳል።

በአሁኑ ሰዓት ለየት ለየት ያሉ የጫማ ዲዛይኖች ሲኖሩ በኢትዮጵያ ውስጥ የተለያዩ የጫማ ምርቶች አሉ ልክ እንደ አንበሳ ጫማ ያሉ በኢትዮጵያ ውስጥ ከሚገኙ ጫማ ምርቶች ውስጥ ዋና እና ቀዳማይ ነው። አንበሳ ጫማ ምርቶች ተወዳጅ ነው።